ዋሺንት ሲሆን በባህላዊ መንገድ ከተለያዩ እንጨቶች የሚሰራ ለሙዚቃ አገልግሎትነት የሚዉል፤ በትንፋሽ የምንገለገልበት የሙዚቃ መሳሪያ ሲሆን ፤ የተለያዩ ቀዳዳዎች ያሉት እና ቀዳዳዎቹን በመድፈን እና በመዝጋት የሚዘጋጅ የሙዚቃ መሳሪያ ነው።

የፊደል ሰንጠረዥ መማሪያ የሚታይ ምስል ነዉ። በምስሉ ላይ ከ "ሀ እስከ ፖ " ፊደሎች ተደርድረዉ ይታያሉ። ህፃናት ለመማሪያነት ፊደል ለመቁጠር የሚጠቀሙበት ምስል ነዉ።

እስኪርብቶ ነው ፤ ለመጻፊያነት የሚያገለግል ሲሆን በወረቀት ላይ ለመጻፍ እንጠቀምበታለን፡፡ በትምህርት ስርአቱ ላይ ከፍተኛ አስተዋጾ ያለው መገልገያ ቁሳቁስ ነው፡፡

ድልድይ ፤ በኢትዮጵያ በባህርዳር ከተማ በቅርቡ ከተሰሩ ድልድዮች አንዱ እና ተጠቃሹ ሲሆን ልዩ የሆነ ውበት እና እይታን የሚፈጥር ቆንጆ የመጓጓዣ እና አገልግሎት ላይ የዋለ ድልድይ ነው።

በምስሉ ላይ የምናየዉ መኪና ሲሆን፤ መኪናዉም በቻርጅ ወይም ደሞ በኤሌክትሪክ ኃይል የሚሰራ የተሽከርካሪ አይነት ነዉ።

የተለያዩ የኤሌክትሮኒክስ እቃዎች የመሸጫ ሱቅን የሚያሳይ ሲሆን የተለያዩ ላፕቶፖች ተደርድረው ይታያሉ። ይህ የኤሌክትሮኒክስ የመሸጫ ሱቅን ያመለክታል።

የፋሽን ሾው ሲሆን በተለያዩ የባህላዊ ልብሶች እና ጌጣጌጦች ያሸበረቀች ሴት በመድረክ ላይ እየተጓዘች ባህላዊ የሆነውን አልባስ እና ጌጣጌጡን ለማስተዋወቅ ስትሞክር የሚያሳይ ምስል ነው። የፋሽን ወይም ባህላዊ ማሳያ ነው።

በምስሉ ላይ የምንመለከተው ሃይማኖታዊ የሆነ ምስል ሲሆን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ አገልግሎት የሚሠጥ የአስርቱ ሊቃውንት ስእል የሚገልጽ ነው።

በምስሉ ላይ የሚታየው የአትክልት እና ፍርፍሬ አይነት ሲሆን ይህም ደግሞ ዘይቱኒ ተብሎ ሚጠራው የፍራፍሬ አይነት ሲሆን በጣም ጣፋጭ እና ተወውዳጅ የሆነ ነው።

የላሊበላ ውቅር አብያተ ቤተክርስቲያናት ምስል ነው :: ከአንድ ወጥ ድንጋይ ተፈልፍሎ የተሰራ ህንፃ ሲሆን በኢትዮጵያ ከሚጎበኙት ቦታዎች አንዱ እና ዋነኛው ነው ::

ፖሊሶች ናቸው ህግ አስከባሪ አካላት ውስጥ ተጠቃሽ ናቸው። የተለያዩ ደንብ ለብሶአቸው ለብሰው ህግ ማስከበር ስራ ላይ ተሰማርተው ይስተዋላሉ ።

በምስሉ ላይ ባህላዊ የሆነ የምግብ አቀራረብ ሲሆን ጥሬ ስጋ ከማባያዎቹ ከሚጥሚጣ እና ከ አዋዘ ጋ እንዲሁም ከ ቁርጥ እንጀራ ጋር የቀረበ ሲሆን ይህም ባህላዊ የሆነ የኢትዮጵያ ምግብ ነው።

ዛላሽ የጸጉር ቅባት ሲሆን ከሱፐርማርኬት ምርቶች ውስጥ አንዱ እና ተጠቃሹ ነው። የጸጉር ውበትን ለመጠበቅ ምንጠቀምበት ሲሆን በፈሳሽ መንገድ የቀረበ ነው። ለጸጉር የተለያዩ ጥቅሞች እና ንጥረ ነገሮች የያዘ ነው።

ምስሉ የኢትዮጵያ ሰብኣዊ መብቶች ኮሚሽን ን አርማ ወይም ባንዲራ የሚያሳይ ሲሆን የራሱ የሆነ ህጋዊ አርማን የያዘ ነው።

ተማሪዎች የትምህርት ቤት የመለያ ልብሳቸውን ለብሰው በቤተ ሙከራ ውስጥ ለመማር ሲዘጋጁና ሲማሩ የሚያሳይ ምስል ነው።

የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የዉጭ ጉዳይ ሚኒስትር ልዩ የሆነ ባንዲራ መለያ ወይንም አርማን የሚያሳይ ሲሆን ፤ ድርጅቱ በዋናነት በህጋዊነት የሚጠቀመዉ ልዩ የሆነ ምልክቱን የሚገልጽ ነው።

መሰረት ደፋር ትባላለች፤ በኢትዮጵያ ካሉ ሴት ሯጭ ተወዳዳሪዎች መካከል አንዷና ተጠቃሿ ናት። በተለያዩ የውድድር ዘርፎች ላይ ተሳትፋ ኢትዮጵያ ሃገሯን ያስጠራች ልዩ የሆነች ሴት ሯጭ አትሌታችን ነች።

በባህርዳር ከተማ የሚገኘዉ የባህርዳር ዩኒቨርስቲ የጥበብ ህንፃን የሚገልፅ ምስል ሲሆን ባህርዳር ዩኒቨርስቲ አገልግሎት ከሚሰጥባቸዉ ቦታዎች ዉስጥ አንዱና ተጠቃሹ ሲሆን የጥበብ ህንፃ ተብሎ ይታወቃል።

የቀጭኔ ምስልን የሚያሳይ ሲሆን ጥበባዊ በሆነ መንገድ ከተለያዩ ነገሮች ተቀርጾ የተሰራን የቀጭኔን ምስል ለማሳየት የተዘጋጀ ልዩ የሆነ ባህላዊ አሰራርን ያሳያል።

የደቡብ ክልላዊ መንግስት ባንዲራ ሲሆን ፤ ልዩ የሆነ መገለጫውንና መለያውን የያዘ ነው። ይኸውም ከሶስት ቀለሞችና አንድ መለያ ወይም ጎጆ ቤት የተሰራ ሲሆን፤ ቀለሞቹም ሰማያዊ፣ ነጭ እና ቀይ ናቸው።

የልብስ ማጠቢያ ማሽን ፡ ይህ ማሽን በ እጅ የሚታጠቡ ልብሶችን በቀላሉ እንዲታጠቡ የሚያግዝ የቤት እቃ ነው።

ሲኒ: ለቡና መጠጫነት የሚውሉ የሲኒ እቃወችን የሚያሳይ ሲሆን ለአይን ሳቢና ማራኪ እንዲሁም ጥበባዊ በሆነ መንገድ ተሰርተዋል። ሲኒዎቹ ከነማስቀመጫቸው ታሽገው ይታያሉ።

በኢትዮጵያ የሚገኝ ልዩ የሆነ የቤት አሰራር ፣ የጎጆ ቤት አሰራር ዘዴ የሚያሳይ ምስል ነው ፤ የጎጆ ቤት አሰራር ከእንጨት እና ከተለያዩ እቃዎች ተሰብስቦ የሚሰራ፣ ሳር የያዘ የቤት አሰራር ነው።

በምስሉ ላይ የሚታየው ቁምሳጥን ሲሆን የቤት እና የቢሮ እቃዎች ውስጥ የሚጠቃለል ሲሆን የተለያዩ እቃዎችን ለመደርደር እና ለልብስ ማስቀመጫነት ልንጠቀመው እንችላለን።

በምስሉ ላይ የምናየው በኢትዮጵያ ውስጥ ከሚገኙ መሠረተ ልማቶች ወይም ፋብሪካዎች መካከል አንዱ ሲሆን ፤ የፊት ማስክ በማምረት አገልግሎት የሚሰጥ ነው።

አበባ ጎመን ነው፣ ከሱፐርማርኬት ምርቶች ዉስጥ አንዱ ነው፣ አረንጓዴማ ከሆኑ ከሚበሉ ነገሮች ዉስጥ ይመደባል፣ ለጤና በጣም ጠቃሚ የሆኑ ንጥረ ነገሮችን በዉስጡ የያዘ ነው፣ በቤታችን በቀላሉ አብስለን ልንመገበዉ የምንችለዉ የምግብ አይነት ነው።

የአማራ ባንክ አርማ ነው ። ባንኩ በዋነኝነት ህጋዊ አገልግሎቶችን በመስጠት የሚጠቀምበት ልዩ መለያው ፣ ምልክቱ ነው። ባንክ ሊሰጣቸው የሚገቡ አገልግሎቶችን በሙሉ በመስጠት የሚታወቅ ባንክ ነው ።

በምስሉ ላይ የሚታየው የሱፐርማርኬት ከስድስት ወር እስከ አስራሁለት ወር ላሉ ህጻናት ተበጥብጦ የሚሰጥ ሲሆን ስሙም ማሚላክ ይባላል።

ሸክላ ጥብስ ነው ፤ የምግብ አይነቶች ዉስጥ አንዱ ነው ፤ ከስጋ ነው ሚዘጋጀዉ ፤ ጣእሙ በጣም ማራኪ እና ጣፋጭ ነው ፤ በእንጀራ የሚበላ ነው ፤ ለማባያነት ሚጥሚጣ ወይም አዋዜ አብሮ ይቀርባል።

ለሙዚቃ ማጀቢያነት እንዲሁም የተለያዩ የክላሲካል ድምጾችን በማዉጣት ፤ በእንጨት እይተመታ ድምጽን ለመፍጠር የሚያገለግል ማጀቢያ መሳሪያ።

ዲኮር ነው። የማስጌጥ ስራ ዘርፎች ውስጥ አንዱ ነው። ለተለያዩ ልዩ ልዩ የሆኑ ፕሮግራሞች ለሰርግ፣ ለልደት የማስጌጥ እና የማስዋብ ስራዎችን የሚሰራ ነው።

መስቀል ነው ፤ ሃይማኖታዊ የሆነ ምልክት ነው፤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዉስጥ ትልቅ አንድምታ እና ምሳሌ ያለው እቃ ነዉ ፤ በተመረጡ አባቶች ብቻ የሚያዝ ነው።

በምስሉ ላይ የምንመለከተው ስኳርድንች ሲሆን ጣፋች የሆነ አትክልት እና ፍራፍሬ ዉስጥ የሚመደብ ፤ አንድ ልዩ የሆነ የምግብ አይነት ነው፣ ተወዳጅ የሆነ ጣእም አለው።

ባህላዊ የምሽት ቤት ነው። ከምግብ ቤቶች ውስጥ አንዱ ነው። የተለያዩ ባህላዊ ምግቦች ይቀርቡበታል። ተወዛዋዦች ስራቸውን ለማቅረብ የሚጠቀሙበት የምግብ ቤት ነው።

አርቴፍሻል ጥፍር ሲሆን ሴቶች ለመዋቢያ ወይም የዉበት መጠበቂያ አገልግሎት የሚዉል እና ተለጣፊ የሆነ ከተፈጥሮዋዊ ጥፍር ጋር ተመሳሳይ በሆነ መንገድ አገልግሎት የሚሰጥ ልዩ የሆነ የመዋቢያ እቃ ነዉ። አርቴፍሻል ጥፍር ነዉ።

ሞሰብ ነው ፤ ከባህላዊ የቤት እቃወች መካከል አንዱ ነው ፤ ባሕላዊ በሆነ መንገድ በሴቶች የሚሰራ የጅ ስራ ነው ፤ ለዳቦም ሆነ ለተለያየ እቃዎች ማስቀመጫነት ያገለግላል።

ሙቀጫ ነው የሚታየዉ፣ የኤሌክትሪክ ወፍጮ ከመምጣቱ እና አገልግሎት ላይ ከመዋሉ በፊት ፤ ሰዎች የሚጠቀሙበት እህልን ለማድቀቅ ማለት ነው ልዩ የሆነ መንገድ ነበረ።

በብሬስ ጥርስ ማስተካከልን የሚገልጽ ልዩ የሆነ የማስታወቂያ ገጽን የሚገልጽ ምስል ነው ፤ የአገልግሎት ቁጥራቸውን እና በአድራሻቸውንም አብረዉ አካተዋል።

ብሬል ሲሆን ማየት የተሳናቸውን ወገኖች ለትምህርት እንዲያግዝ ወይም በቀላሉ እንዲያነቡ እና እንዲረዱ የሚያግዝ ልዩ የሆነ የድጋፍ መሳሪያ ነው። በትምህርት አገልግሎት ላይ በደምብ አጋዥ እና አስፈላጊ ነው።

የእግር ወለምታ የባህላዊ ህክምናን የሚያመላክት ሲሆን በተለያዩ ምክንያቶች ወለም ያለን እግር በተለያዩ ግብአቶች አሽቶ የማስገባት እና የማስተካከልን ባህላዊ የህክምና አገልግሎትን ያመለክታል።

ትራክተር ሲሆን፤ አንድ የግብርና ማሽን ነው። ይህም መኪና ለማረስና ቀድሞ በበሬ የሚሰራውን ስራ ለመተካት የሚያገለግል ተሽከርካሪ መኪና ነው።

የአያት አክሲዮን ማህበር አርማ ነው። ድርጅቱ እና ማህበሩ በዋነኝነት የሚጠቀምበት ልዩ መለያ ምልክቱ ነው። ዞሮ መግቢያዬ የሚል ጽሁፍ ተጽፎበታል። 3 ተደራራቢ ጎጆ ቤቶችም ይታያሉ።

ድንች ነው። ከአትክልት እና ፍራፍሬ ምርቶች ውስጥ ተጠቃሽ ነው። በጓሯችን ውስጥ ልንተክለው እና ልናበቅለው የምንችለው የምግብ አይነት ነው። ለጤና ተስማሚ የሆኑ ንጥረ ነገሮችን በውስጡ የያዘ ነው።

የፋሽን ሾዉ ነዉ። የተለያዩ ሴቶች ስራቸዉን እና የተለያዩ ባህላዊ የሆኑ አልባሳትን ለብሰዉ ለማሳየት ሲሞክሩ ይታያል። አምረዉ እና ተዉበዉ የሚሄዱት ሴቶች ባህላዊ እና ኢትዮጵያዊ የሆነ አልባሳትን ለብሰዉ ይስተዋላሉ።

ብስክሌት ሲሆን አንድ የመጓጓዣ እና የተሽከርካሪ አይነት ሲሆን በቀላሉ አንድ ሰው እየነዳው ሊንቀሳቀሰው የሚችለው ሊንቀሳቀስ የሚችልበት የተሽከርካሪ አይነት ነው። ለመንቀሳቀስ ቀላል እና ለአጠቃቀምም ቀላል የሆነ የመጓጓዣ ዘዴ ወይም ነው።

የተስፋ ክትባት የተሰኘ የግጥም ስብስብ ወይም መድብል መጽሃፍን ነው የሚገልጸው። በውስጡ የተለያዩ ርዕሶች ያላቸው የተለያዩ ግጥሞችን የያዘ መጽሃፍ ነው።

ሻይ ሲሆን ይህ የሙቅ መጠጦች ዉስጥ የሚካተት የመጠጥ አይነት ሲሆን ፤ ከሱካርጋ ተዋህዶ አብሮ የሚጠጣ የመጠጥ አይነት ነው።

ገንፎ ነው። በኢትዮጵያ ከሚገኙ የባህል ምግቦች ውስጥ አንደኛው ነው። ትኩስ የሆነ የምግብ አይነት ነው። ጣፋጭና ከቅቤ እና ከዱቄት የሚሰራ የምግብ አይነት ነው።

በምስሉ ላይ ያለው ሶፋ ሲሆን፤ ከቤት እና ከቢሮ እቃወች ምድብ ውስጥ አንዱ ሲሆን፤ ቤታችን ዉስጥ ለመቀመጥ አገልግሎት በዋነኝነት የሚውለው የቤት መገልገያ እቃ አንድ ነው።

ሳይንቲስት ነው የሚታየው ፥ በማይክሮስኮፕ የተለያየ አይነት ነገሮችን ሲመልከት ያሳያል ፣ የተለያዩ የምርምር ዉጠቶችን እና መሰረታዊ አገልግሎት የሆኑትን ፣ የጤና ህክምናዎችን፣ እና ግኝቶችን የሚያሳይ ነው።

ይህ የኢትዮ ቴሌኮም የቴሌ ብር ማስታወቂያ ምስል ሲሆን የአድማስ የዲጂታል ሎተሪ ለማስታወቂያ የተጠቀመበት ሲሆን እድልዎን ዛሬውኑ ይሞክሩ በሚል መሪ ቃል የተገለጸ ማስታወቂያ።

የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አርማ የሚገክጽ ሲሆን የአዲስ አበባ ከተማ በዋነኝነት እና በህጋዊነት የሚጠቀምበት እና የሚገለገልበትን ልዩ አርማን የሚያሳይ ምስል ነው።

ማር ቆራጭ ነው። ከስራ ዘርፎች ውስጥ አንዱ ተጠቃሽ ነው። ይህም በንቦች አማካኝነት የሚዘጋጀውን ማር ከንቦች ለይቶ ለማንሳትና ለምግብነት ለማዘጋጀት የሚጠቅም የሙያ ዘርፍ ነው።

የአዋሽ ባንክ ልዩ መለያ ምልክትን የሚያሳይ ሲሆን፤ አዋሽ ባንክ በህጋዊ መንገድ የሚጠቀመውን አርማ የሚያሳይ ምስል ነው ። አዋሽ ባንክ የሚል በልዩ ጽሁፍ ተጽፎ ይታያል።

በእስር ቤት የእስር ፍርድ ላይ ያለ ሰው ምስል ያሳያል። የታሰረው ሰው እጁ በካቴና ውስጥ እንደታሰረ የሚያሳይ ምልክት።

መደድ የተሰኘ የስነ ግጥምና አጫጭር ታሪኮች ስብስብ መጽሃፍ የሚያሳይ ሲሆን ይህ የመጽሃፍ በውስጡ የተለያዩ ግጥሞችና አጫጭር የሆኑ የልብ ወለድ ታሪኮችን የያዘ ነው።

በምስሉ ላይ የሚታየው ቲማቲም ሲሆን ይህም አትክልትና ፍራፍሬ ምድብ ዉስጥ የሚጠቃለል የተለያዩ ጥቅሞችን የያዘ አንድ የአትክልት አይነት ሲሆን በቤታችንም ዉስጥ በደንብ የምንጠቀመው ነው።

በስዕሉ ላይ የሚታየው የእስፖርት አይነት የእግር ኳስ ሲህን ዳኛው ለተጫዋቹ የቢጨ ካርድ እያሳየው ወይም እየዳኘ ያሳያል።

የቤኒሻንጉል ጉምዝ ክልላዊ መንግስት ባንዲራ ሲሆን ክልሉ በዋነኝነት እና በመለያነት የሚጠቀምበት ባንድራ ነው። በውስጡም ቀይ አረንጓዴ ቢጫና ጥቁር ቀለሞችን አካቶ የያዘ ነው።

የኮካ ኮላ የእሽግ መጠጥ martin የሚያሳይ ምስል ሲሆን በምስሉ ላይ የኮካ ኳላ ፕላስቲክ የያዙ መጠጦች ተደርድረው ይታያሉ።

ዋንዛ ሲሆን ከአትክልትና ፍራፍሬ አይነቶች ውስጥ አንዱ ሲሆን። በኢትዮጵያ የሚገኝ ጣፋጭ የሆነ የማጣበቅ ስሜት ያለው የአትክልት አይነት ነው።

በልብስ ወይም በጨርቅ ማምረት ላይ የተሰማሩ ሴቶችና የሚሰሩበት ፋብሪካ የሚታይበት ምስል ነው። የተለያዩ ሴቶች በጨርቅ ማምረት ዘርፍ ላይ ተሰማርተው እየሰሩ ይታያል።

ሃይማኖታዊ የሆነ ስነ ሰእልን ወይም ምስልን የሚያሳይ ሲሆን የጸሎተ ሐሙስ የተሰኘውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚገለገልበትን ልዩ የሆነ ሃይማኖታዊ ምስል ወይም ስነ ስእልን የሚያመላክት ሲሆን ወይንም የጌታ እራት የተሰኘው ምስል ያመላክታል።

በምስሉ ላይ የምንመለከተው የእፅዋት አይነት የኢትዮጵያ ጥቅል ጎመን ተብሎ የሚታወቅ ሲሆን ብዙ ለጤና ጥቅሞች ያሉትን የእፅዋት አይነት ያመላክታል።

የሲዳማ ክልላዊ መንግስት ባንዲራን የሚገልጽ ሲሆን የሆነ አርማ ወይም ባንዲራውን የሚገልጽ ነው። አረንጓዴ በሰማያዊ እና በቀይ እንዲሁም ደግሞ መሀሉ ላይ ደግሞ ኮከብ ምልክትን የያዘ የሲዳማ ክልል ልዩ የሆነ መለያ ባንዲያ ምስልን የሚገልጽ ነው።

ሀይለ እየሱስ ፈይሳ የተባለ የኢትዮጵያ ድምፃዊ ሲሆን ፤ ይህ ታዋቂና ተወዳጅ ድምፃዊ በተለያዩ በኦሮሚኛና በአማርኛ ሙዚቃዎቹ ታዋቂነትን ያተረፈ ድምፃዊ ነው።

በምስሉ ላይ የሚታዬው ፋንታ መጥጥ ሲሆን ከአልኮል ነፃ የሆነ ለስላሳ መጠጥ ነው። በተለያዩ ቦታዎች ለመዝናናት የሚጠጣ የመጠጥ አይነት ነው። ዜሮ ፐርሰንት አልኮል መጠን የያዘ ነው።

ይሄ የሳፋሪኮምን የማስታወቂያ ገጽን የሚያሳይ ሲሆን የድምጽ ጥቅልን እንዲገዙ እንዲሁም ደግሞ በጉርሻ አገልግሎት ዉስጥ ደቂቃዎችን እንድገዛ እና የሽልማት አገልግሎቶችን ህዝቡ ኢንዲያገኝ የሚያበረታታ የሆነ የምስታዎቂያ ዘርፍ ነው።

የአማራ ፋኖ በጎጃም ሁለተኛ ክፍለ ጦር በደጋዳሞት ከተማ ብርጌድ የተከናወነውን የስልጠና ዝግጅትን የሚያሳይ ሲሆን የተለያዩ አሰልጣኞች ቁመው በስልጠና ቦታቸው ላይ ይታያሉ።

እንጀራ ሲሆን በምስሉ ላይ የሚታየው የኢትዮጵያ ልዩ የሆነ ባህላዊ ምግብ ሲሆን በኢትዮጵያ ብቻ የሚገኝ ወይንም የኢትዮጵያውያን ልዩ የሆነ የምግብ አይነት ነው።

በምስሉ ላይ የምንመለከተው የታሸገ የቆሎ ምርት ሲሆን በሱፐር ማርኬቶች ውስጥ ከሚገኙ ምርቶች ውስጥ አንዱ ሲሆን ኢትዮጵያዊ ጣዕም ያለው የቆሎ ምርት ነው።

የኢትዮጵያ ኦርቶዶክስ ሃይማኖት የባህል አከባበር እምነታዊ አከባበር የሚያሳይ ምስል ሲሆን የተለያዩ ምዕመናን በመዝሙር እና በእልልታ የደመቀ ባህልን ሲያከብሩ ያሳያል።

የኢትዮ ቴሌኮም የማስታወቂያ ምስል ይታያል። በምስሉ ላይ የኢትዮ ቴሌኮም የሚሰጠዉ የሀዋላ አለማቀፍ አገልግሎትን ለመግለዕ ሞክራል

በምስሉ ላይ የሚታየው የጥሬ ስጋ ክፍፍል ሲሆን ከእርድ በኋላ ለተለያዩ ሰዎች ወይም ቅርጫ የሚያከፋፍል ሰውና የተከፋፈለ ስጋ

ብስክሌት ነው። ለመጓጓዣነት አገልግሎት ይውላል። በንግድ እና ግብይት ዘርፍም ብዙ ገቢዎች ያሉት ሸቀጥ ነው። ለአንድ ሰው ታስቦ የተሰራ ነው። ከአንድ ቦታ ወደሌላ ቦታ ለመጓጓዝ ይጠቅማል።

ስነ ስእል ነው። በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ውስጥ ሀይማኖታዊ የሆነ ትርጓሜና እንድምታ ያላቸውን የተለያዩ ትርጉሞችን የያዙ ምስሎች የሚታዩበት አገልግሎት ላይ ያለ ስዕል ነው።

በስደት በብርሃ ላይ የሚገኙ ማህበረሰቦችን ወገኖችን የሚያሳይ ሲሆን በፀሃይና በተለያዩ ነገሮች የተጎዱ ሰዎች ተኝተውና ተጎሳቅለው ይታያሉ።

በምስሉ ላይ የሚታየው የጣፋጭ ምርቶች ሲሆን የተለያየ አይነት ኬኮች ናቸዉ። እነዚህ ኬኮች ጣፋጭ ይመስላሉ። ለአይን ማራኪ እና ጣማቸውም በጣም ተወዳጅ ይመስላል።

ቡና ሲሆን ለመጀመርያ ጊዜ በኢትዮጵያ የተገኘ ልዩ የሆነ የእፅዋት የግብርና ምርት ውጤት ነው። በተለያዩ ሀገሮች ኢትዮጵያ ለመላክ የምትጠቀመው ምርት ነው። ተወዳጅና በአለማችን አስፈላጊ የሆነ ምርት ነው።

ህፃናት በትምህርት ቤታቸው ላይ ሲዝናኑና በተለያዩ የመጫወቻ ስፍራዎች ላይ ሲጫወቱ ሲደሰቱ የሚያሳይ ምስል እንዲሁም መምህራችው ከጎናቸው የተቆጣጠረቻቸው ትታያለች።

ዱባ ነው። ከአትክልትና ፍራፍሬዎች ውስጥ ተጠቃሽ ነው። ለጤና እና ለተለያዩ ጥቅሞች የያዘ ነው በውስጡ ሀረግ የሚመስል ቅጠል የያዘ የተክል አይነት ነው።

ሸንኮራ አገዳ ነው። ከአትክልትና ፍራፍሬ ምርቶች ውስጥ አንዱ ነው። በቤታችን ውስጥ ልንተክለው የምንችለው ምርት ነው። ለስኳር መስሪያነት የሚያገለግል የአትክልትና የፍራፍሬ ምርት አይነት ነው።

የኢትዮጵያ ቴሌቪዥን የዜና አገልግሎትን ስአትን የሚያሳይ ሲሆን ዜናውም በአዲስ አበባ በተደጋጋሚ የደረሰውን የመሬት መንቀጥቀጥ ንዝረትን ለመግለጽ እየተዘገበ ዜናን ያሳያል።

ምስሉ ላይ የሚታየው ትራክተር ለግብርና እና ለማረስ አገልግሎት ሲሰጥ የሚያሳይ ሲሆን የአሚኮ ዜና ዘገባን የሚያሳይ ነው።

የሾላ ወተት ምርትን የሚገልፅ ምስል ሲሆን በምስሉ ላይ ሾላ ወተት ለጤንነት በሚል የታሸገ ፐስቸራይዝድ የሆነ ወይም እሽግ የሆነ ወተት ይገልፃል። የሱፐርማርኬት ምርቶች ውስጥ አንዱ ነው።

ድመት የቤት እንስሳ ስትሆን ለሰው ልጆች ቅርብ በሆነ መንገድ መቀራረብን መፍጠር የምትችል ልዩ የሆነች የቤት እንስሳ ናት። ብዙ ባህሪዎቿ ከሰው ልጆች ጋር ለመኖር የተስማማና ተቀራራቢ የሆነ ተፈጥሮ ያላቸው እንስሶች ናቸዉ።

ምስሉ ላይ የሚታየው የትምህርት የመልስ መስጫ ዘደ ሲሆን የተሰጡትን ክቦች በማጥቆር ተማሪዎች መልስ እንድሰጡ ነሚደረግበት የፈተና አፈታትን ዘደ ነው።

የትምህርት ሚኒስቴር መለያ ሲሆን ሲሆን የኢትዮጵያ የትምህርት ሚኒስቴር ቢሮ በህጋዊነት የሚጠቀምበት ልዩ አርማ ወይንም መለያ ነው።

የንፅህና መጠበቅያ ላክስ የተባለ ሳሙና የሚያሳይ ምስል ነው ።ምስሉ ላይ ስለ ላክስ ሳሙና የተፃፉ ፅሁፎች አሉት። ጤናማና ለለስላሳ ቆዳ ሚል ፅሁፍ አለው።

የቅመማ ቅመሞች ሻይ ነው። ከባህላዊ ህክምናዎች ውስጥ አንዱ ነው። ከዝጅብል እንዲሁም ከተለያዩ ቅመማ ቅመሞች የሚዘጋጅ የሻይ አይነት ነው። ለጤና በጣም ጠቃሚ ነው። ጉፋንና ሌሎች ቀላል በሽታዎችን በቀላሉ ለማከም ይቻላል።

እንጀራ በበርበሬ የሚያሳይ ሲሆን ትኩስ የሚመስል እንጀራ ላይ ሚጥሚጣ ወይም የሚያቃጥል በርበሬ ተነስንሶበት የሚበላን የምግብ አይነት የሚያሳይ ነው።

ፍርፍር ከምግብ ዓይነቶች ውስጥ አንዱና ተጠቃሽው ሲሆን ኢትዮጵያዊ በሆነ መንገድ ከእንጀራ እና ከተለያዩ ቁሌቶች ሚሰራ ልዩ የሆነ ጣፋጭ የሆነ የምግብ ዓይነት ነው።

ሴት ህፃናት ተሰብሰበው በማጥናት ላይ የሚያሳይ ምስል ሲሆን ሜዳ ላይ ወይም ሳር ላይ በገጠሩ ክፍል ቁጭ ብለው የሚያጠኑ እና የሚማማሩ ሴቶችን የሚያሳይ ነው።

ጠረጴዛ ከእነ ወንበሮች የሚያሳይ ሲሆን የቤት እና የቢሮ እቃዎች መካከል የሚጠቀስ ሲሆን መመገበያ ጠረጴዛን ከተለያዩ ወንበሮች ጋር የሚገልጽ ምስል ነው።

የዶቭ ሳሙና ማስታወቂያ ወይንም ደግሞ ምስል ሲሆን የሚታየው ፤ ዶቭ ሳሙና ጥርት ላለ ፊት በሚል የሚታየው ማሸጊያ ካርቶኑ ነው።

ፍሩት ፓንች ሲሆን ከተለያዩ የፍራፍሬ እና አትክልት ምርቶች የሚዘጋጅ ልዩ የሆነ ምግብ ዓይነት ነው ።የተለያዩ ቫይታሚን ካላቸው አረንጓዴና እፍራፍሬ አይነቶች የተዘጋጀ ለጤና በጣም ጠቃሚ የሆነ የምግብ ዓይነት ነው

ባጃጅ ሲሆን ለትራንስፖርትና ለመጓጓዣ አገልግሎትነት የሚውል ባለ ሶስት እግር ተሽከርካሪን የሚገልጽ ምስል ነው። በከተማችን በተለያዩ ቦታዎች ላይ አገልግሎት ከሚሰጡ ተሽከርካሪዎች ውስጥ ተጠቃሽ ነው።

ይህ መምስሉ ላይ የምናየው የኢትዮጵያ የኤሌክትሪክ አገልግሎት አርማ። ድርጅቱ የተለያዩ አገልግሎቶችን ለግብረተሰቡ ይሰጣል።

የባህር ዳር ከነማ ልይ መላያ ባንድራ ሲሆን የባህር ዳር የእግር ኳስ ክለብ የሚጠቀምበት ልዩ የሆነ አርማ ሲሆን የጣናው ሞገድ ምልክትን የያዘ ነው።

ዝንጅብል ሲሆን አንድ የእጽዋት አይነት ሲሆን የተለያዩ የጤና ጠቃሚና ለመዳህኒትነት የሚገለግሉ ጥቅሞችን በውስጡ የያዘ የእጽዋት አይነት ዝርያ ነው።

የአርቲስት የድምፃዊ የማዲንጎ አፈወርቅን የቀብር ስነ ስርአት የሚያሳይ ምስል ነው በምስሉ ላይ የሬሳ ሽኝት ፕሮግራምን ያመላክታል ።

የዩኒቨርስቲ ካፍቴራ ነው። በትምርት ዘርፎች ውስጥ አገልግሎት የሚሰጥበት አንድ ክፍል ነው። በዩኒቨርስቲዎች ውስጥ ከሚገኙ የመገልገያ ክፍት ተጠቃሽ ነው። ተማሪዎች የሚመገቡበት የክፍል ዓይነት ነው።

ሐበሻ ባስ ሲሆን መጓጓዣና ለተሽከርካሪ አገልግሎት ከሚሰጡ ተሽከርካሪዎች ውስጥ አንዱ ተጠቃሽ ሲሆን የህዝብ መጓጓዣ ውስጥ አንዱ ነው። ከተለያዩ ቦታዎች ወደ ተለያዩ ቦታዎች ብዙ የማጓጓዝ አገልግሎት ይሰጣል።

ቁጥርጥር ስሬት! ይህ ቁጥርጥር የተባለ የሴቶች የፀጉር ስሬት ሲሆን በሚያምር መንገድ የተሰራች ሴት ትታያለች።

የገበያ ጥናት የሸማቾችን ምርጫና አዝማሚያ በመተንተን ለንግድ ስትራቴጂዎች ጠቃሚ መረጃ ይሰጣል።

የፋይዳ ዲጅታል መታወቂን የሚያሳይ ሲሆን የኢትዮጵያ የአድሱ የህጋዊ መታወቂያ እና ዲጂታል የመታወቂያ ካርድን የሚያሳይ ምስል ነው።

የቴኳንዶ ክለብ ማስታወቂያ ነው። ፍሬንድስ ኢንተርናሽናል ቴኳንዶ ክለብ ይባላል። የተለያዩ እንቅስቃሴ አገልግሎቶችን ለማሰልጠን የሚሰጠው አገልግሎት ነው።

ምስሉ ላይ የሚታየው በኢትዮጵያ ውስጥ የሚገኙ ልዩ ልዩ ምግቦች የሚገኙበት ልዩ ምግብ ቤት።

መስጊድ ነው ።በሙስሊም እምነት ተከታዮች ውስጥ የሚካሄደውን ሃይማኖታዊ የሆነ የመስገድ ፕሮግራምን የሚያሳይ ነው። እንዲሁም በመስጊድ ውስጥ የሚከናወነውን የሃይማኖት ስርዓትን ለማሳየት ሞክሯል።

የሀበሻ ጎመን ሲሆን ይህ አትክልትና ፍራፍሬ የተለያየ ጥቅሞችን የያዘ አረንጓዴ ቅጠል ነው ።ለምግብነት ይውላል። በጣም ተወዳጅ እና ጣፋጭ የምግብ አይነት ነው ።

ዘቢደር ቢራ ነው። በኢትዮጵያ ዉስጥ የሚመረት ምርት ነው። የአልኮል መጠን አለው። ሊያስክር የሚችል መጠጥ ነው። በተለያዩ ቦታዎች ለመዝናናት ስንወጣ ልንጠጣው የምንችለው የመጠጥ አይነት ነው።

ኮፍያ ሲሆን አንድ የጌጣጌጥ አይነት ወይም ደግሞ አልባስ ዘርፎች ውስጥ የሚጠቃለል ሲሆን ለጸሐይ መከላከያነት ወይም ለጸጉር መሸፈኛነት የምንጠቀመው ኮፍያን የሚገልጽ ምስል ነው።

ኦሞ ነው። የንጽሕና መጠበቂያ ምርት ነው። ከሱፐር ማርኬት ምርቶች ውስጥ የሚጠቃለል ነው። ልብስን ለማጽዳት ይጠቅማል።

በምስሉ ላይ የሚታየው የንግድ ወይም የግብይት ቦታ ሲሆን የተለያዩ እቃዎችን በአንድ ህንጻ ውስጥ ወይም ደግሞ በአንድ ክፍል ውስጥ ገዥ በቀላሉ እንዲያገኝ ተደርጎ ተደርድረው የሚገኙበት ቦታ ነው ወይም ሱፐርማርኬት።

የኢፌዴሪ የህዝብ ተወካዮች ምክር ቤት አርማ ነው። ይህም ድርጅቱ በዋነኝነት እንደ መለያ የሚጠቀምበት ልዩ ምልክቱ ነው። ድርጅቱ የተለያዩ የህዝብ ተወካዮች ስራዎችን ምክር ቤቱ የሚያከናውንና ውሳኔዎችን የሚሰጥበት ቢሮ ነው።

በምስሉ ላይ የሚገኘው አንድ የመጓጓዣ ወይም የተሽከርካሪ አይነት ሲሆን ይህም የኢትዮጵያ አውሮፕላን ነው። ይህ አውሮፕላን ንብረትነቱ የኢትዮጵያ ሲሆን በተለያዩ አገርች ላይ የመጓጓዝ አገልግሎት ይሰጣል። ቀላል የሆነም እንቅስቃሴ እንዲኖረን ያግዛል።

ሙዚቃ እና ውዝዋዜን የሚያሳይ ምስል ሲሆን በምስሉ ላይ ወጣት ወንዶች በውዝዋዜ ላይ የሚያሳይ ነው ማለት ነው።

በምስሉ ላይ የሚታዩት ሁለት ባልና ሚስት ከአንድ ሴት ልጃቸው ጋር የተነሱት ፎቶ ሲሆን ይህም ቤተሰብ በሱቅ መሸጫቸው ውስጥ ቆመው ይታያሉ።

ምግብ ነው የተለያዩ የፆም እና የግድፍት ምግቦች ይታያሉ ስጋ እንዲሁም ሽሮ ከሚታዩን ምግቦች ዉስጥ ዋና ዋናዎቹ ናቸው:: እንቁላል እንዲሁም ክትፎም ይታያሉ:: የተመጣጠነ ምግብን የሚወክል የምግብ ዝርዝሮችን ያካተተ ነው::

ክለር የተሰኘ የመዋቢያ ወይም የዉበት መጠበቂያ ምርትን የሚያሳይ ሲሆን የቆዳ ድርቀትን እና መሰነጣጠቅን የሚከላከል ልዩ የሆነ ምርትን የሚያስይ እና የሚገልጽ ምስል ነው።

ጭስ ሲሆን የሚታየው ከተለያዩ ግንዶች ወይም ከተለያዩ ዛፎች የሚገኙ የጭስ ምርቶችን የሚያሳይ ምስል ነው። የተለያየ መአዛን የቡና ስነስርዓት ላይ የሚጨሱ ጭሶችንና መአዛዎችን የያዙ የተለያዩ ምርቶችን ያመላክታል።

በምስሉ ላይ የሚታየው የቤት እና የመኖሪያ ቤት እቃዎችን የያዘ በነጭ ቀለም ያሸበረቀ ውብ የሆነ ቤት ከእነ ተሟላው እቃዎቹ ነው።

የኢትዮጵያ ካርታ ነው። በትምህርት መጽሐፎች ላይ ተስሎ የሚገኘው እና አገልግሎት ላይ እየዋለ ያለው ካርታ ነው። የኢትዮጵያ የተለያዩ ክፍሎችንና ቦታዎችን የሚገልጽ ምልክቶችን የያዘ ነው።

ጥሩነሽ ድባባ ትባላለች። ኢትዮጵያዊት ሴት ሯጭ አትሌት ነች። ኢትዮጵያን በተለያዩ ዙሮች ያስጠራችና የተለያዩ ሽልማቶችን መውሰድ የቻለች ልዩ የሆነች ሯጭ ነች።

የአማራ ክልል ፖሊስ ኮሚሽን አርማን የሚያመለክት ሲሆን ክልሉ በዋነኝነት በሰላም የሚታወቅበትን ምልክት የያዘ ልዩ የሆነ መገለጫ ነው ።

የአዋቂዎች ትምህርት ዕድሜያቸው ለትምህርት ያልደረሰ ወይም ትምህርታቸውን ያቋረጡ ሰዎች ዕውቀትና ክህሎት እንዲያገኙ ይረዳል።

የኢትዮጵያ ባህላዊ ጸጉር አሰራር የሚያሳይ ሲሆን ሴቶች ለመዋብ የሚሰሩት የጸጉር አሰራር ዘዴ ነው። በዋነኝነት በኢትዮጵያ በትግራይ ክልል ውስጥ ሴቶች የሚሰሩት ነው ማለት ነው።

እንጆሪ ነው። የግብርና ምርት ውጤት ነው። ለአይን ማራኪና ሳቢ የሆነ የዕፅዋት አይነት ነው። ጣፋጭ የሆነና ለጤና ተስማሚ የሆኑ ንጥረ ነገሮችን በውስጡ የያዘ ነው።

ካሮት ካትክልትና ፍራፍሬዎች ውስጥ የሚመደብ ሲሆን በውስጡም የተለያዩ ለጤና ጠቃሚ የሆኑ ንጥረ ነገሮችን የያዘ ሲሆን ልክ እንደ ቫይታሚን ኤ እና የመሳሰሉትን ቫይታሚኖች በውስጡ የያዘ ልዩ የሆነ አትክልት ነው።

የጻድቁ አቡነ ገብረመንፈስ ቅዱስ ስም ምስል የያዘ ኦርቶዶክሳዊ የሆነ ስነ ስዕል ያመለክታል። እስትንሰ ክርስቶስ የተሰኘ ጽሑም በላዩ ላይ ተጽፎበታል።

በምስሉ ላይ የሚታዩት ሴቶች ባህላዊ የጎንደር አለባበስን የለበሱ ሴቶች ሲሆን የተለያዩ ጌጣ ጌጦች ተውበውና አምረው ይታያሉ።

ምስሉ ላይ የሚታየው የኢትዮ ቴሌኮም የቴሌብር የማስታወቂያ ምስል ሲሆን በምስሉ ላይም የሚሰጣቸው የተለያዩ አገልግሎቶች ተዘርዝረው

አሸንዳ ነው። ሙዚቃዊ በሆነ መንገድ የሚከበር ልዩ በአል ነው። ሴት እንስቶች የተለያየ አይነት ውብ የሆነ አለባበስ እና የፀጉር አሰራር ዘዴ ተጠቅመው በጭፈራ የሚያልፍ የበዓል አከባበር ነው ።

የጥምቀት በአል አከባበር በባህርዳር ከተማ በቅዱስ ጊዮርጊስ ቤተክርስቲያን አካባቢ ምን ይመስላል የሚለውን የሚያሳይ ምስል ነው። የተለያዩ ሰዎች ተሰብስበው ሃይማኖታዊ ማህበራዊ ድርቶችን ሲያከናውኑ የሚያሳይ ነው።

ሀገራዊ የሆነ የሙዝ ምርትን የሚያሳይ ሲሆን ከግብርና ምርቶች ውስጥ አንዱና ተጠቃሹ ነው። ጣፋጭ የሆነ እና የተለያዩ ቫይታሚኖች በውስጡ የያዘ ሀገራዊ የሆነን የሙዝ ምርትን የሚያመላክት ነው።

በምስሉ ላይ የምንመለከተዉ አንድ የስራ ዘርፍ ሲሆን ይህም ደግሞ የብረታ ብረት ስራዎችን ሲሆን የተያዩ ብረታ ብረቶችን በመበየድ የተለያዩ እቃዎችን የሚሰራበት የስራ ዘርፍን ያመላክታል።

ኢንዊች ማማስ ቾይስ የተባለ የሱፐር ማርኬት ምርት ነው። ከበቆሎ የተዘጋጀ በፋብሪካ የተቀነባበረ ምርት ነው። ለጤና የተለያዩ ጥቅሞችን በውስጡ የያዘ ነው።

ንግድ የኢኮኖሚ እድገት ዋና አንቀሳቃሽ ሲሆን የስራ ዕድል በመፍጠርና የኑሮ ደረጃን በማሻሻል አስተዋጽኦ ያደርጋል።

ሰን ችፕስ ነው። ኢትዮጵያዊ ከሆነ ድንች የሚዘጋጅ የሱፐር ማርኬት ምርት ነው። ጣፋጭ ነው። ዋጋውም ደግሞ ኪስን በማይከብድ መንገድ ተዘጋጅቶ የቀረበ ነው።

ቀይ ሽንኩርት ነው ከእፅዋት ምርቶች ውስጥ አንዱ ነው። ለምግብነት አገልግሎት የሚውል እፅዋት ነው። በማንኛውም ወጥ ውስጥ እንደግብአትነት የሚያገለግል ጣፋጭ የሆነ ምግብ ነው።

ማህሌት የተሰኘ መጽሐፍ ሲሆን ልቦለዳዊ ዘውግ ያለው የመጽሐፍ አይነት ነው።

አሚኮ ወይም የአማራ ቴሌቪዥን ጣቢያ የለቀቀው ዜና ነው። ፖለቲካዊ የሆነን ሰላማዊ ሰልፍን ዜና ዘገባ ያሳያል። የተለያዩ ፖለቲካ ሀሳቦች እና ጥያቄዎች ተነስተውበታል።

የኢትዮጵያ ንግድ ባንክ የጨረታ ማስታወቂያን የሚያሳይ ምስል ሲሆን የኢትዮጵያን ንግድ ባንክ ተጠቃሚዎች በሙሉ ለጨረታ ማስታወቂያ የሚጠራ ልዩ የሆነ ማስታወቂያን ምስልን ይገልፃል።

ይህ የአሚኮ ቲቪ የዜና አገልግሎት ሲሆን በደብረ ወርቅ ከተማ አንዲት በግ አምስት ግልገሎችን እንደወለደች የተዘገበበት ልዩ የሆነ የዜና አገልግሎት ሰዓት ፕሮግራም የዜና ሰዓት ነው።

የተለያዩ የሙዚቃ ተወዛዋዥ ሰዎች ባህላዊ ልብሳቸውን በዋናነት የጎንደር አለባበስን የለበሱ ሴቶች እና ሶስት ወንዶች ይታያሉ።

አገልግል ሲሆን አገልግሉ በተለያዩ ክፍሎች የተከፋፈለ ብዙ ሰዎችን ማስተናገድ የሚችል ጣፋጭ የሚመስል። ቃርያ በውስጡ የያዘ የባህሌላዊና የፆም አገልግል ነው።

ፍቅረ አዲስ ነቅዓ ጥበብ ትባላለች። ኢትዮጵያ ውስጥ ካሉ ሴት ዘፋኞች ውስጥ አንዷ ናት ።ልዩ ልዩ የሆኑ ስራዎቿ በተለያዩ ስዎች ውስጥ ተወዳጅ እና ተደማጭ ናቸው። አድናቂወቿም በጣም ብዙ እና በርካታ ናቸው።

የማስጌጥ ቁሳቁሶች የተለያዩ ሊሆኑ ይችላሉ፤ አበቦች፣ ፊኛዎች፣ ጨርቆች፣ መብራቶችና ሥዕሎች በብዛት ያገለግላሉ።

የአስተማሪዎች ሚና ተማሪዎችን በማነሳሳት፣ በመምራትና ዕውቀት እንዲገብዩ በማድረግ የትምህርት ስኬትን ማረጋገጥ ነው።

የአማራ ክልል የብልጽግና ፓርቲ የከፍተኛ እና ስራ አስፈጻሚ ኮሚቴ አጀንዳዎች ላይ የተነሱ ስብሰባዎችን የሚያመላክት ምስል ነው። የዚህም ክልላዊ እና ፖለቲካዊ የሆኑ ሀሳቦችን ተመስጠው ተወያይተዋል።

የተለያዩ የሱፐር ማርኬት ምርቶች እንደ ቲማቲም እና አረንጓዴ ቅጠሎች የሚታዩበት ምስል ነው የሚበሉ የተለያዩ ምርቶችን በውስጡ ይዟል።

እሬት አንድ የእፅዋት አይነት ዝርያ ሲሆን ለፊት ቆዳ መጠበቅያ አገልግሎት እንዲሁም ደሞ ለፀጉር ውበት መጠበቅያ አገልግሎት የሚውል ልዩ የሆነ እፅዋት ሲሆን በደረቃማ ቦታዎች ላይ የሚበቅል የእፅዋት አይነት ነው።

የተራራማ ቦታዎች የራሳቸው የሆነ ልዩ ታሪክና ባህል ሲኖራቸው የሜዳማ ቦታዎች ደግሞ ለግብርና ተስማሚ ናቸው።

የጸጉር ቅባት ነው። ቫቲካ ይባላል። ከኦሊቮ የሚዘጋጅ ነው። ለጸጉር ጤናማ የሆነ ምርቶችን በውስጡ የያዘ ነው። ከሱፐር ማርኬት ምርቶች ውስጥ አንዱ ስለሆነ በገበያ ውስጥ የምናገኘው የምርት አይነት ነው።

ዱቤይዳ የተሰኘ ልቦለዳዊ መፅሀፍ የሚገልፅ ምስል ነው። ይህ መፅሀፍ በኢትዮጵያ ተወዳጅ ከሆኑ የልቦለድ ስራዎች መካከል አንዱና ተጠቃሽ ሲሆን። በብዙ ሰዎች የተወደደና ልዩ የሆነ አድናቆትን ያገኘ ስራ ነው።

በቆሎ ነው ከእጽውት ምርቶች ውስጥ አንዱ ነው። በቤታችን ውስጥ ላናመርተው የምንችለው ነው። በቤታችን ተጠብሶ ሊበላ የሚችል ምርት ነው። ጣፋጭ የምርት አይነት ነው።

ዶሮ ወጥ ነው። ባህላዊ እና ጥበባዊ የሆነ የኢትዮጵያዊነት መገለጫ ምግብ አይነት ነው። የኢትዮጵያ ሴቶች የሙያ መለኪያ በመሆን የሚታወቅ የምግብ አይነት ነው። የተለያዩ መንገዶችን አልፎ የሚሰራና ጣፋጭ የሆነ የምግብ አይነት ነው።

የዋሊያ ቢራ ጠርሙስ ወይንም ብርጭቆ የሚታይ ሲሆን ለአይን በሚስብና በሚያምር መልኩ ተቀድቶ የተቀመጠ ማስታወቂያ ወይም የመጠጥ ማስታወቂያ የሚያሳይ ነው።

በምስሉ ላይ የምንመለከተው በኢትዮጵያ ውስጥ ያሉ ቅመማ ቅመሞችን ለባህላዊ ህክምና የሚውሉ የተለያዩ የዕፅዋት አይነቶችን ሲሆን ዝንጅብል ፣ካሮትና የተለያዩ ዱቄቶች ይታያሉ።

ሎሚ ሲሆን በግብርና ዘርፍ ከሚመረቱ የምርት አይነቶች ውስጥ አንደኛው ሲሆን የተለያዩ አገልግሎቶች እና የጤና ጥቅሞችን የያዘ ልዩ የሆነ ምርት ነው። የተለያዩ ቫይታሚኖችን በውስጡ ይይዛል።

በምስሉ ላይ የሚታዩት ሴቶች በመዋቢያ ወይም ደግሞ በውበት መጠበቂያ ክፍሎች ውስጥ የኢስቲም ወይም ደግሞ የእንፋሎት የውበት መጠበቂያ አገልግሎት ሲጠቀሙ ይታያል።

የጎደር ዩኒቨርስቲ መለያ የሚያሳይ ሲሆን ይሄም ጎንደር ዩኒቨርስቲ በህጋዊነት የሚጠቀመው ልዩ የሆነው መለያው ምልክቱ ነው ማለት ነው።

ሸክላ ድስት ከቤት ውስጥ የመገልገያ እቃዎች ውስጥ አንዱና ተጠቃሽ ሲሆን ከሸክላ ድጋይ በተለያዩ መንገዶች የሚሰራ ልዩ ጣዕም ያለውን ማድ ለማዘጋጀት የምንጠቀምበት የቤት እቃን ያሳያል።

የኢትዮጵያ አየር መንገድ ልዩ መገለጫ የሆነ አርማ ሲሆን ድረጅቱ በዋነኝነት በተለያዩ ቦታዎች ላይ የሚጠቀምበት ልዩ የሆነ መገለጫ አርማው ነው። አረጓዴ ቢጫ ቀይ ባዲራ የያዘ መገለጫ አለው።

ፑል ነው ።አንድ የጨዋታ አይነት ሲሆን በሁለት ሰዎች መካከል የሚጫወቱት ጨዋታ ሲሆን ከተለያዩ በርከት ካሉ ቁጥር ካላቸው ድንጋዮች እና ከእንጨቶች በእንጨቶች ድንጋዮችን በመምታት የምንጫወተው የጨዋታ አይነት ነው።

በስዕሉ ላይ የሚታዩት ሁለት ሰዎች ወይም በቡና ለቀማ ስራ ዘርፍ ላይ የተሰማሩ ማህበረሰቦችን እና ወይም ቤተሰቦችን የሚያሳዩ ሰዎች ናቸው።

ይህ የእናት ባንክ አርማን ወይም መለያን የሚገልጽ ነው። እናት ባንክ የሚጠቀምበት ልዩ ባንዲራው ነው። ባንኩ በህጋዊነት የሚገለገልበትና የተለያዩ አገልግሎቶችንም የሚሰጠው ይህን ምስል በመጠቀም ነው።

አረጓዴ አሻራ በሚል መሪ ቃል የተዘጋጀን የችግኝ ተከላ ፕሮግራም የሚያሳይ ሲሆን የተለያዩ ሰዎች ችግኝ እየተከሉ ይታያሉ።

ከአትክልት እና ፍራፍሬ ዘርፎች ውስጥ የሚካተት ነው። ይህም ምርት ተተክሎ የሚበቅል ነው። ለመብቀል ረዘም ያለ ጊዜን የሚወስድ ነው። ጣፋጭነት ያለው ፍሬን የሚሰጥ ነው። ለምግብ መፈጨት በጣም አስፈላጊ ነው።

ገንፎ የኢትዮጵያ ባህላዊ ምግብ ሲሆን በተለይም ሴቶች ሲወልዱ በአራስነት ወቅታቸው በብዛት የሚበላ የምግብ አይነት ነው።

በኢትዮጵያ በገጠሩ ክፍል ውስጥ ያለውን ማህበረሰባዋና ቤተሰባዊ ግንኙነትን የሚያሳይ ነው። ተሰብስቦ አንድ ላይ የመብላትን እና አብሮ የመብላት ባህላችንን የሚገልፅ ምስል ነው ። አንድ ቤተሰብ ተሰብስቦ አንድ ማዕድን ሲጋራ የሚያሳይ ምስል ነው።

አሸንዳ በኢትዮጵያ በሀገራችን በተለያዩ ክፍሎች በሴቶች የሚከበር የጭፈራ ስልትና ባህላዊ የአከባበር ዘዴ ሲሆን ሴቶች ተውበውና አሸብርቀው ወተው እየጨፈሩ የተለያዩ ባህላቸውን የሚገልፁባቸው አንድ ባህላዊ ትይንት ነው።

ሰቭን አፕ የለስላሳ መጠጥ አይነት ሲሆን ከአልኮል ነፃ የሆነ ታሽጎ የሚሸጥበብርጭቆ ወይንም በጠርሙስ ወይንም ደግም በፕላስቲክ የታሸገ የለስላሳ መጠጥ ሲሆን በተለያዩ ቦታዎች ለመዝናናትነት የሚሆን የሚጠጣ የመጠጥ አይነት ነው።

ይህ የሲቢ ብር ወይም የኢትዮጵያ ንግድ ባንክ አገልግሎት የሆነው ማስታወቂያ ነው ። ማጂክ ፔይ በሚል ስም የተዘጋጀውን አዲሱን አገልግሎት ለማስተዋወቅ ተጠቅሞበታል ። አጠገባችን ላለ ሰው ገንዘብ ለመላክ እንዴት እንደምንችል የሚያሳየው ምስልን ይዟል ።

የጉሙሩክ ኮሚሽን ቢሮ መለያ ወይንም አርማ ሲሆን የኢትዮጵያ የጉሙሩክ ኮሚሽን ቢሮዎች በዋነችነት የሚጠቀሙበት ልዩ አርማ ወይንም የመለያ ምስልን ያሳያል።

ድራም ነዉ በምስሉ ላይ የሚታየዉ። ለሙዚቃ ማጀቢያነት የሚያገለግል ሲሆን ልዩ ልዩ መሳሪያዎች ዘርፍ ዉስጥ የሚካተት ነዉ። በእንጨት የተለያዩ ከበሮዎችን በመምታት የተለያዩ ድምፆችን እና ክላሲካሎችን እንዲያወጡ በማድረግ የሚሰራ ነዉ።